የቁጠባና ብድር ህብረት ስራ ማህበር ኢቲኬር በፈጣን እድገትና በዘመናዊ አስተዳደር የሚታወቅ የቁጠባና ብድር ማህበር ነው። ማህበሩት ለአባላቱ እንደ ቤት እና መኪና ግዢ ያሉ ትላልቅ ኢንቨስትመንቶችን የሚያስችሉ የረጅም ጊዜዎችን ብድር በማቅረብ ይታወቃል።

የጥርስ ሀኪም ፍርሀት አያያዝ ብዙ ሰዎች የጥርስ ሀኪም የመጎብኘት ፍርሀት አለባቸው ይህ ደግሞ አስፈላጊ የህክምና አገልግሎት እዳያገኙ የግዳቸዋል የጥርስ ሀኪሞች ምቹ ሁኔታን በመፍጠር ስለ ህክምናዉ በግልፅ በማብራራት ማስታገሻዎችን በመጠቀም ፍርሀትን ለመቀነስ ይሰራሉ

መካንነትና የመፍትሄ መንገዶች መካንነት ማለት ጥንዶች ምንም አይነት የእርግዝና መከላከያ ዘዴ ሳይጠቀሙ ለ አንድ አመት ወይም ከዚያ በላይ የግብረ ስጋ ግንኙነት ከፈጸሙ በኋላ እርግዝና ማሳካት አለመቻል ማለት ነው። መካንነት በሴቷም ሆነ በወንዱ ላይ ባሉ ምክንያቶች ሊከሰት ይችላል።

ስር የሰደዱ በሽታዎችን መከላከል እንደ ስኳርና የደም ግፊት ካንሰር በዓለም ዙሪያ የሞት ዋና መንስኤ ናቸው። ፖሊሲዎች አሁን ላይ ስኳር ያላቸውን ምግቦች መገደብና የቅድመ መምርመራ አገልግሎት መስጠት ላይ ያተኩራሉ። ግንዛቤ በመስጠት ረገድ ደግሞ ጤናማ የሆነ አመጋገብ እና እንቅስቃሴ አስፈላጊነት ላይ ትኩረት ያደርጋሉ።

ቲታነስ ቲታነስ በክሎዝ ትሬዲየም ቲታኒ ባክቴሪያ መርዝ የሚመጣ ከባድ በሽታ ነው። ባክቴሪያው በአፈር ውስጥ የሚኖር ሲሆን፤ በአካል ላይ በሚደርሱ አማካኝነት ወደ ሰውነት ይገባል። ዋናው ምልክቱ የጡንቻ መወጠር በተለይም በአንገትና መንጋጋ አካባቢ ነው።

የአዕምሮ ጤና ሀኪሞች የአዕምሮ ህመሞችን የሚመረምሩ እና የሚያክሙ ሀኪሞች ናቸው። እንደ ድብርት ፣ስኪሎሀሪያን የመሳሰሉ በሽታዎችን በመድሀኒት ህክምና እና በሳይኮ ቴራፒ ያሰማሉ።

ወደ ስፖርት የመመለስ ውሳኔ አትሌት በጉዳት አገልግሎ በኋላ ወደ ውድድር መመለስ ያለበት ሙሉ በሙሉ ጤናማ መሆኑ ሲረጋገጥ ብቻ ነው። ያስፖርት እንክብካቤ ባለሙያዎች ሐኪሞች የአትሌቱ ጥንካሬው ዝግጁነት በመገምገም ደህንነት ይጠበቀ ውሳኔ በጋራ ያስተላልፋሉ።

አራስ ህጻናት እንክብካቤ ከተወለዱበት እስከ 28 ቀን ያላቸው ሲሆኑ ልጁና ከፍተኛ አስፈለጋቹ ያመጋገብ እና የሙቀት መጠን መረጋጋትን ያረጋግጥ በተለይም ተወለደ ወይም ችግር አጋጣሚ ህጻናት ከፍተኛ እንክብካቤ ክፍሎች ይሰጣሉ

የላትም ቴክኖሎጂ ባለሙያው የላብራቶሪ ቴክኖሎጂ ባለሙያዎች የበሽታ መመርመርያ ምርመራዎችን የሚያካሂዱ ናቸው ከታካሚዎች የደም የሽንት የአካል ፈሳሽ ወይም ቲሹ አምኖችን በመውሰድ በባክያ በቫይረስ ወይም በሌላ በሽታ መኖራቸውን ይመረምራሉ

ነርስ ነርሶች በጤና አጠባበቁ ውስጥ ዋነኛው የህክምና ሰጪዎች ናቸው። ሀኪሞችን ትእዛዝ መተግበር መዳኒቶችን መስጠትና የህመም ምልክቶችን መከታተል አጠቃላይ ለታካሚዎችና ለቤተሰቦቻቸው ትምህርተ መስጠትና አጠቃላይ እንክብካቤ ማድረግ ነው።

አዋላጆች አዋላጆች በዋነነት የእርግዝ እና የውሊድ እና ክውሊድ በኋላ ያለውን የጤና ንክብካቢ የሚሰጡ የጤና ሠራተኞች ናቸው። ጢናማ ርግዝናዎችን ይመራሉ። ወሊድን በተፈጥሮ መንገድ እንዲከናወን ይረዳሉ። እንዲሁም ከወለዱ በኋላ ለእናቲቱ እና ለአራስ አስፈላጊውን ክትትል ያደርጋሉ።

ጻራ ድብር ተመዳኒቶች ጻራ ድብር ተመዳኒቶች በአንጉል ውስጥ ያሉ የነርብ አስተላላፊዎችን ሚዛን በማስተካከል ድብርትን ጭንቀትን እና አንዳንድ ሥር የሰደደ ሕመሞችን ለማከም ያገለገላሉ በተለያዩ ክፍሎች የሚገኙ ስቢን የሰቦችን ሰሜት በማረጋጋት እና የኑሮ ጥራትን በማሻሻል የአምሮ ጤና ሕክም እና ወሳኛካል ናቸው

የጽኑ እንክብካቤ ክፍል icu በሆስፒታል ውስጥ የሚገኝ በጣም ከፍተኛ እና ልዩ የሆነ እንክብካቤ የሚሰጥበት ክፍል ነው ።ለወሰኝ የሰውነት አካላት እንደልብ እና ሳንቧ ድጋፍ የሚያስፈልጋቸውን በጠና የታመሙ ታካሚዎችን ያስተናግዳል ።በከፍተኛ ቴክኖሎጂ ያላቸው መሳሪዎች እና ከፍተኛ ሥልጣና የወሰዱ ሃኪሞች በቅርብ ይከታተላቸዋል።

ክትባቶች የሚሠሩት የሰውነትን በሽታ የመከላከል አቅም በማሰልጠን አንድ የተወሰነ በሽታ ምጭ ተህዋስያ ለምሳሌ ቫይረስ ወይም ባክቴሪያ ሲያጋጥም ወዲያውኑ እንዲከላከል በማድረግ ነው ክትባቶች ለግለሰው መሆነ ለመላው ህብረተሰብ ሽታዎችን በመከላከል ረገድ ወሳኝ ናቸው።

የስነ ልቡና የመጀመሪያ አርዳታ የስነ ልቡና የመጀመሪያ ያርዳታ በአደጋ ወይም በችግር ውስጥያሉ ሰዎችን ስሜታዊ የምላሽ የሚያረጋጋ ድጋፍ መስጠትን ያጠቃልላል። ተጎጂውም ማረጋጋት ምቾት መስጠት ማድዓመጥ እና ከሌሎች ድጋፍሰጪዎች ጋር ማገናኘት ላይ ያተኩራል።